ሰበር ዜና የምንለው በጣም አንገብጋቢ የሆነ በአሁኑ ሰዓት የተከሰተ በጣም አዲስ ማለት ትኩስ ዜና ሲሆነ ሰበር ዜና ተብሎ በተለያዩ የዜና አውታሮች ሲነገር እንሰማለን ።

ቆዳ ጫማዎች የምንላቸው ከእንስሳት በተለይም ከፍየል ሊሆን ይችላል፣ ከበግ ሊሆን ይችላል፣ ከበሬ የእንስሳት ቆዳዎች የሚሰሩ ጫማዎች ሲሆኑ በጣም ከሱፍ ጋር ለመልበስ ይሆናሉ።

ዋልያ ወይም መሬት ሲመታ የሚልለው የቴዲ አፍሮ ሙዚቃ ፤ የኢትዮጵያ ብሔራዊ ቡድንን ለማበረታታት ለመደገፍ የወጣ ሙዚቃ ነበረ። ለማለፍ ዓለም ዋንጫ ለማለፍ በሚያደርጉበት ጊዜ እነሱን ለማበረታታት ያወጣው ሙዚቃ ነው።

የአዲስ አበባን ከተማ ስንመለከት ተፈጥሮዋ አበዛኛውን ጊዜ ከፍተኛ ቦታ ላይ ከተማ ስለሆነች አብዛኛን ጊዜ ብርድ የሚበዛበት እንዲሁም ዝናብ የሚያዘወትርበት ከተማ ነው አዲስ አበባ ከተማ።

የአማራ ክልል ባንድራ ስንመለከት ቢጫ ከዚያ ከጎን ቀይ ከዚያ ከጎን ቢጫ ያለው ሲሆን መካከል ቀዩ ላይ ደግሞ በቢጫ የተሰራ የኮከብ ምልክት አለው።

ጅን ወይም አረቂ የምንለዉ የሱፐር ማርኬት እቃ ሲሆን። ከሱፐር ማርኬት መግዛት እንችላለን ይሄንን አረቂ እና አረቂዎች ያዉ ይጠጣሉ የአልኮል አይነቶች ናቸዉ። የሰዉን ልጅ ለመጥፎ ዉሳኔ በማስከር ለመጥፎ ዉሳኔ በህይወቱ መጥፎ ዉሳኔ እንዲወስን ሊያደርጉ ይችላሉ።

የባህር ላይ ስደት የምንለው ወይም በባህር ላይ ስደት የተለያዩ በኢትዮጵያ ብቻ ሳይሆን የተለያዩ የአፍሪካ ሀገሮች የሚያካሂዱት የስደት አይነት ነው።

የእስልምና ሀይማኖት የነብዩ ሙሀመድን አስተምሮ ተከትሎ የተመሰረተ የሀይማኖት አይነት ነው ። እና ይህ የእስልምና ሀይማኖት በአማራ ክልል እንደዚሁም በኢትዮጵያ እንዲሁም በመላው አለም ላይ ብዙ ተከታዮች ያሉት የሀይማኖት አይነት ነው ።

የህማማይ ጊዜ የምንለው በኦርቶዶክስ ተዋህዶ ቤተ-ክርስቲያን የ ዓቢይ ጾም ጊዜ የመጨርሻ ሳምንት ጾም ያሉት አምስት የስራ ቀናት ላይ ያሉት ቀናቶች ናቸው። የህምማት ቀናቶች የምላቸው።

ጎመን የምንለው የአትክልት አይነት ሲሆን ይሄ ጎመን የተለያዩ ቫይታሚኖችን ለሰውነታችን ለመገንባት የሚጠቅሙ ቫይታሚኖችን የያዘ በተለያየ አይነት መልኩ በወጥ ሊሰራ የሚችል ለምግብነት የሚውል የአትክልት አይነት ነው።

በገጠሩ አካባቢ ክረምትን ጠብቆ ፋሽን ከሚሆኑ ነገሮች አንዱ ቦቲ ነው። ቦቲ እንግድህ እግራችንን ወደላይ ድረስ ቁርጭምጭሚት አልፎ ከላይ እስከ ቅልጥማችን በደንብ ሸፍኖ የሚይዝ የጫማ አይነት ነው። እና ይሄ ጫማ ከተለያዩ ከጭቃ ከዉሃ ስለሚከላከለን በክረምት ፋሽን ይሆናል።

ፍቅር እስከ መቃብር የምንለው በሀዲስ አለማየሁ የተጻፈ መጽሃፍ ሲሆን በኢትዮጵያ አሉ ከሚባሉ መጽሀፍቶች ዉስጥ በአንደኛ ደረጃነት የሚቀመጠው ፍቅር እስከመቃብር ነዉ።

የእንጦጦ ፓርክ የምንለው አሁን በቅርብ ዶክተር አብይ አህመድ ስልጣን ከያዘ ከሰራቸው መዝናኛና የመናፈሻ ቦታዎች አንዱ ሲሆን አዲስ አበባ እንጦጦ አካባቢ ነው ማለት ነው።

ሀይሌ ሪዞርት በተለያዩ ቦታዎች የሚገኝ በአትሌት ኃይሌ ገብረ ሥላሴ የከፈታቸው ሆቴሎች መዝናኛ እና መናፈሻ ቦታዎች ናቸው በተለይ አዲስ አበባ ላይ የተከፈተው በጣም ደስ የሚል ውብት ያለው የመዋኛ ገንዳዎች ያሉት ብዙ ብዙ አገልክሎቶች ያሉት ደስ የሚል መዝናኛ እና መናፈሻ ቦታ ነው ።

ዘምባባ የምንላቸው እፅዋቶች በኢትዮጵያ በተለይም በባህር ዳር በጣም ከተማይቱን ውብ ውብት ከሚሰጧት በጣም ደስ የሚል ውብት ደስ የሚል ገፅታ ከሚሰጧት የእፅዋት አይነቶች ውስጥ ዘምባባ ናቸው ። እና እነዚህ ደስ የሚሉ እፅዋቶች አሁን በባህር ዳር ሳይሆን በተለያዩ የኢትዮጵያ ከተሞች ሲስፋፉ እናያለን ።

ሬዲዮን የምንላቸው በተለይ በገጠሩ አካባቢ በጣም በስፋት ከምንጠቀምባቸው ኤሌክትሮኒክስ ዓይነቶች አንዱ ናቸው። እነዚህ ሬዲዮን በድምፅ ብቻ ማለት ነው የተለያዩ መረጃዎችን ለማኅበረሰቡ ለማድረስ ይጠቀማሉ።

ትክ ቶክ የምንለው አሁን ላይ በጣም አለምን እንደ ወረርሽኝ የያዘ ማህበራዊ ሚዲያ ነው:: ትክ ቶክ የምንለው የተለያዩ አዝናኝ የሆኑ ነገሮች የምንናገኝበት ቦታ ነው::ከዛ ቪዲዮዎችን ክሬት በማድረግ ደግሞ በቂ ገንዘብ ማግኘት እንችላለን ማለት ነው ትክ ቶክ ላይ ::

ዋርካ ወይም የዋርካ ዛፍ የምንለው የእጽዋት አይነት ሲሆን ይህን የዋርካ ዛ ፍ ለተለያዩ ጥቅሞች እንችላለን ።ከእነዚህም ጥቅሞች ውስጥ በመቁረጥና በመጥረብ ጣውላ መስራት እንችላለን። እና ከዚህ ጣውላ አልጋ ሊሆን ይችላል ጠረጴዛ የተለያዩ ነገሮችን መስራት እንችላለን።

የኢትዮጵያ ከዉጭ ሀገራት ያላትን ንግድ እና ግብየት ስንመለከት ወደ ዉጭ ከምትላካቸው ነገሮች ዉስጥ በዋነኝነት አበባ ነው እንግዲህ በኢትዮጵያ በተለያዩ ቦታዎች የአበባ ማምረቻ ሜዳዎች አሉ። በእነዚህ አበባዎችን በማመረት እና በመሰብሰብ ወደ ዉጭ ትልካለች።

ሱቅ የምንላቸው አነስተኛ ሱፐር ማርኬትም እንደማለትም በጣም አነስ ያሉ ቦታዎች ሲሆን የተለያዩ ነገሮችን ሰው ለማግኘት ሳሙና ሊሆን ይችላል። መኮረኒ፣ ፓስታ፣ ቡና፣ ስኳር የተለያዩ ነገሮችን ለማግኘት ሲፈልጉ የሚሄዱባቸው የንግድ እና የግብይት ቦታዎች ናቸው።

ብረት ድስት የምንላቸው የቤት እቃዎች ሆኑ እነዚህ ብረት ድስት የሆኑ የቤት ዕቃዎች የተለያዩ የተለያዩ ምግቦችን በተለይ ለኢትዮጵያ ወጥ የምንለው ሽሮ ሊሆን ይችላል ድንች ሊሆን ይችላል ክክ ሊሆን ይችላል የተለያዩ የምግብ ኣይነቶችን ለማብሰል የምንጠቀምባቸው ጎርጎድ ያሉ የምግብ ማብሰያ እቃዎች ናቸው ::

የ መውሊድ በአል በእስልምና ሃይማኖት በጣም ከሚከበሩ በዓላት አንዱ ነው። የመውሊድ በአል የሚያመለክተው የነቢዩ መሐመድን የተወለደበትን ቀን ለመዘከር የሚደረግ የተለያዩ ቦታዎች የሚደረግ የእስልምና ሃይማኖት የሚከበር በዓል ነው።

ቃሪያ አትክልትና ፍራፍሬ ሲሆን ፤ ቃሪያ የተለያዩ ጥቅሞች አሉት። ከነዚህም ጥቅሞቹ ውስጥ በዋነኛነት የሚጠቀሰው በሽታ የመከላከል ነው። በውስጡ ባሉ ኬሚካሎች አማካኝነት ሰውነታችን የበሽታ የመከላከል አቅምን ይጨምርልናል።

የጣና ሀይቅ ተፈጥሮ ካፈራቸው ውብ ቦታዎች ውስጥ አንዱ ጣና በባህር ዳርና ጎንደር ከተማ መካከል የሚገኝ የኢትዮጵያ ትልቁ ሀይቅ ነው እንግዲህ እና የጣና ሐይቅ ለማህበረሰቡ እንደ ውበትንም እንዲሁም እንደአሳ ምንጭ ያገለግላል።

የክርስትና በአል የምንለው ህጻናቶች እንደተወለዱ ወንዶች በአርባ ቀናቸው ሴቶች በሰማንያ ቀናቸው ቄሶችን አምጥቶ ጸበል የማስጠመቅ ስነስርዓት ሲሆን ይሄ በኦርቶዶክስ ክርስትና ሐይማኖት ህጻናቶችን ወደ ጌታ የማቅረብ ወደ ጌታ የማምጣት ሂደት ነው ተብሎ ይታሰባል።

ዳቦ ከሱፐር ማርኬት የሚገዛ የሱፐር ማርኬት ምርት ሲሆን ዳቦ እንግዲህ ብቻውን ሊሆን ይችላል በሻይ ተጠቅመን ለቁርስ ለምሳ ለተለያዩ ነገሮች ልንጠቀመው እንችላለን አለበለዚያ ደግሞ ወጥ ሰርተን በወጥ እንደማባያ አድርገን ልንጠቀመው እንችላለን እንደ ማጣበቂያ አድርገን።

አል ነጃሺ መስጊድ በትግራይ ክልል ውስጥ የሚገኝ ጥንታዊ መስጊድ ሲሆን ይህ መስጊድ የተገነባው በ 615 ዓ.ም አካባቢ ሙስሊሞች ወይም የእስልምና እምነት ተከታዮች የመጀመሪያ ጊዜ ወደ ኢትዮጵያ በገቡበት ሰአት ነው ተብሎ ይታሰባል።

የትዝታ ሙዚቃዎች ወይም ደግሞ ትዝታ የምንለው የሙዚቃ ክፍል በኢትዮጵያ በተለይ በአማራ ክልል በጣም የሚታወቅ የሙዚቃ አይነት ነው እና ሙሀሙድ አህመድ ኩኩ ሰብስቤ የመሳሰሉት ዘፋኞች ትዝታን ይጫወታሉ::

የኢንተርኔት አገልግሎት አሁን ላይ አሁን እየሰለጠነ በመጣው አለም ላይ እንደ መሰረታዊ አገልግሎት ከሚታዩ ነገሮች ውስጥ አንዱ ነው። የኢንተርኔት አገልግሎት የሰውን ልጅ የተለያዩ ቦታ ያሉ የሰው ልጆችን ከአንድ አካባቢ በጣም በርቀት ያሉ ሰዎችን በአንድ ለማቀራረብ የሚችል ነገር ነው ።

የኦሮሚያ ክልል ባንዲራን ስንመለከት ምልክቶቹ ቀይ ፣ነጭና ጥቁር ሲሆን ፤ መካከል ነጩ ላይ ደግሞ የዛፍ የዋርካ ዛፍ ምልክት ያለበት ነው።

ወተት እንግዲህ መጠጥ ነው ።ወተት የምንለው ከእንስሳት የሚገኝ ከላም የሚገኝ የእንስሳት ተዋጽዖ ሲሆን ለህፃናቶች ሊሆን ይችላል። ለአዋቂዎች ሊሆን ይችላል። ለማንኛውም ሰው ብንሰጠው የተለያዩ ንጥረ ነገሮችን የያዘ አጥንትን የሚገነባ በጣም ጠቃሚ የሆነ የመጠጥ አይነት ነው ወተት።

የፊት ፀጉር ወይም በወንድ ልጅ ጺም የምንለው በአሁኑ ሰዓት እንደ ውበት መመዘኛ በሴቶች ዘንድ ወንድ ልጅ ጺም ከሌለው ወንድ አይደለም በሚያስብልበት ደረጃ የደረሰ የውበት መመዘኛ የሚቆጠር አይነት እንትን ነው።

ሞሪንጋ የምንለው በ ኢትዮጵያ የተለያዩ ቦታወች የሚበቅል የእጽዋት አይነት ሲሆን ይህ ሞሪንጋ እጽዋት ከእጽዋትነትም አልፎ ሰው ለተለያዩ ጥቅሞች ይጠቀሙታል ከበሽታ ተከላካይ ነው ተብሎ ይታሰባል እንድሁም ሰውነት ለመገንባግት ይሆናል ተብሎ ይታሰባል ሞሪንጋ

ኮቸሮ ወይም የደረቀ እንጀራ በኢትዮጵያ ባይሆንም በውጭ ሀገር ከኢትዮጵያ ለተሰደዱ ኢትዮጵያውያኖች የሚጠቀሙት ከኢትዮጵያ የሄደ የሱፐር ማርኬት ምግብ ነው ።እሄን ከሱፐር ማርኬት ገዝተው መጠቀም ይቻላሉ።

ቤታችንን ከምናስውብባቸው ወይም ከምናስጌጥባቸው መንገዶች አንዱ ግድግዳዎች ላይ ፎቶዎችን መለጠፍ ሊሆን ይችላል። እነዚህ ፎቶዎች የቤተሰብ ፎቶ ሊሆኑ ይችላሉ ወይም የምናውቃቸው የታዋቂ ሰዎች ፎቶዎች ሊሆኑ ይችላሉ የሀይማኖት ነገሮች ሊሆኑ ይችላሉ።

የባር ላይ ጉዞ በኢትዮጵያ ብቻ ሳይሆን በአፍሪካ በመላው አፍሪካ ያሉትን ያሉ ወጣቶችን እራያ ያላቸውን ተስፋ ያላቸውን ወጣቶች የቀጭ ያለ ህይወት እየቀጨ ያለ በጣም አስቸጋሪ የሆነ ጉዳይ ነው መፍታት መቅረፍ ያልተቻለ ጉዳይ ነው ይህ ነገር ብዙ ወጣቶቻችንን እየነጠቀ ነው ::

በአዲስ አበባ የሚገኘው የንግድ ባንክ መቀመጫ ወይም የንግድ ባንክ ህንፃ የምንለው በኢትዮጵያ ረጅሙ ህንጻ የሚባለው ነው። እና የኢትዮጵያን የአሁኑን የግንባታ የስነ ህንጻና ግንባታ የሚያሳይ ትልቁ ህንጻ ነው ማለት ነው።

ፓፓዬ የምንለው የአትክልት ዓይነት ሲሆን የአትክልትና ፍራፍሬ አይነት ሲሆን ጣእም ያለው በጣም ጣፋጭ ስንመገበው በጣም ጣፋጭ የሆነ ከሆኑ አትክልትና ፍራፍሬዎች ውስጥ አንዱ ፓፓዬ ነው ።

የአርሰናል እግር ኳስ አርማ ስንመለከት አርሰናል የሚል ፅሁፍና የመድፍ ምልክት ያለበት ነው ።አርሰናል የምንለው ጥሬ ትርጉሙ የጥይት ማምረቻ የጥይት ፋብሪካ ማለት ስለሆነ ያንን ለማመልከት ነው ማለት ነው ።

ዶክተር አብይ አህመድ በአሁኑ አመራሩ ጊዜ አዲስ አበባን በጣም እያስጌጣት ይገኛል ::እንግዲህ እስከ ዛሬ በማናውቀው መልኩ የተለያዩ የመንገድ ላይ መብራቶች የተገነቡ ነው :: የኮሊደር ስራዎች አስፋልቶች እንዲሁም ዛፎች ዘንባባዎች እየተተከሉ ነው እና አዲስ አበባን እያስጌጣት ይገኛል ::

የእጅ አምባር ወይም ብራዝሌት የምንለው የጌጣጌጥ ዓይነት ሲሆን አብዛኛውን ጊዜ ሴቶች የሚያደርጉት የጌጣጌጥ አይነት ነው። ስለዚህ የእጅ አምባር የምንለው ከተለያዩ ነገሮች ሊሰራ ይችላል። ከወርቅ ሊሆን ይችላል፣ ከብር ሊሆን ይችላል ከተለያዩ ነገሮች ተሰርቶ እጃችን ላይ ማድረግ እንችላለን።

ዶሮ ወይም ዶሮች የቤት እንስሳዎች ሲሆኑ እንቁላል በመጣል ዕንቁላሉን ለምግብነት እንጠቀማለን። አለበለዚያ ደግሞ የስጋ ምርት ናቸው እራሳቸው። አለበለዚያ ዕንቁላሉን ወይም ዶሮወችን በመሸጥ ብር ማግኘት እንችላለን።

ዋርካ የዋርካ ዛፍ ወይም ዋርካ የምንለው እንግዲህ በኢትዮጵያ በተለያዩ በተለይ በገጠር ቦታዎች እንደ አድባር ተብሎ ቡና የሚፈላበት እንደዚሁም ማህበረሰቡ የሚሰባሰብባቸው እንደ ጥላ በሃይማኖታዊ ስነስርዓት የሚሰባሰቡበት ቦታ ሆኖ ያገለጋል::

የጎጃም እና አካባቢው ማህበረሰብ በጣም ሰው ወዳጅ የሆነ፣ ሰው አክባሪ ሆነህ ፣ ፈጣሪን የሚፈራ፣ ጾም ጸሎት አብዛኛውን ጊዜ በየእምነቱ በቤተ ክርስቲያን በ መስጊድ የሚያሳልፍ በጣም ውብ የሆነ ባህል ያለው ማህበረሰብ ነው።

የዳቦ መጋገሪያ ማሽኖች አሁን ላይ ድሮ በጣም እናቶቻችን ዳቦ ለመጋገር እንጨት ተጠቅመው እንደዚሁ በሳት እየተለበለቡ የሚያወጡትን ጉልበት እንዲሁም ደግሞ ጊዜን የሚቀንስ አሁን የመጣ የማሽን አይነት ነው ::

ጠጅ የምንለው የኢትዮጵያ ባህላዊ የመጠጥ አይነት ሲሆን የሚዘጋጀውም ከማር እንደዚሁም ከጌሾ በመቀላቀል እና ከተለያዩ የተወሰነ ጊዜ በማስቀመጠ የሚሰራ የመጠጥ አይነት ነው።

አካፋ የምንለው የመሳሪያ አይነት መሬት በምንቆፍርበት ሰአት አፈሩን የቆፈርንውን አፈር ከጉድጓዱ እያወጣን ወደ ሌላ ቦታ ለማረግ የሚያስችለን የመሳሪያ አይነት ነው።

ሸራተን እንግዲህ በኢትዮጵያ አሉ ከሚባሉ በአዲስ አበባ የሚገኝ በኢትዮጵያ አሉ ከሚባሉ ሆቴሎች ውስጥ አንዱ ነው። ፋይፍ ስታር ሆቴል ነው። አዲስ አበባ የሚገኝ የምኝታ አገልግሎት ናየምግብ አገልግሎት የሚሰጥ ትልቅ ሆቴል ሸራተን ሆቴል ነው።

የሰሜን ተራሮች ብሄራዊ ፓርክ የምንለው በኢትዮጵያ አንዱ አሉ ከምንላቸው የቱሪዝም ቦታዎች ሲሆን ይህ ቦታ ለየት የሚያደርገው በጣም የተለያዩ ሊጠፉ የደረሱ የዱር እንስሳቶችን የያዘ ቦታ ነው።

በኢትዮጵያ ታሪክ ላይ በደማቅ ጎልተው ከተፃፉ ነገሮች ውሰጥ አንዱ የአድዋ ድል ነው። የአድዋ ድል እንግዲህ በአፄ ሚኒሊክ እየተመራ ኢትዮጲያ ጣሊያንን ድል ያደረገችበት ቀን ነው እናም ደስ የሚል ታሪካዊ ቀን ነው።

አይሱዙ የምንለው መለስተኛ የጭነት መኪናዎች ናቸው:: እነዚህ አይሱዙ የምንላቸው አብዛኛውን ጊዜ እቃዎችን የሚያይጕጉዙልን ለምሳሌ አሸዋ ከቦታ ቦታ አፈር ከቦታ ቦታ ሊያጕዙ ይችላሉ:: አንዳንዴም የህዝብ ተሽከርካሪዎች ከጠፉ ሰዎችንም ከማጕጕዝ ሊጠቅሙ ይችላሉ::

ውትድርና በአንዱ የስራ ዓይነት ሲሆን የተለያዩ ስልጠናዎችን ከወሰዱ ብኋላ ወታደሮች አገሪቱን ለመጠበቅ ሰላም በጎደለባቸው አካባቢዎች ሊሆን ይችላል። አለበለዚያ የሀገሪቱ ድንበሮች በመስማራት የሀገሪቱን ሰላም ጠብቃሉ።

በኢትዮጵያ የሙዚቃ ኢንዱስትሪ አራት ዋና ዋና የሙዚቃ አይነቶች አሉ ።ከነዚህም መካከል ባቲ፣ ትዝታ፣ አንባሰልና አንች ሆየ ይባላሉ። እነዚህም የራሳቸው የሆነ የአጨዋወት ስልት ያላቸው የኢትዮጵያ የሙዚቃ አይነቶች ናቸው።

ጀበና የቤት እቃ ሲሆን የጀበና ጥቅሙ ምንድነው? ቡና ለማፍላት እንጠቀምበታለን። ስለዚህ አሁን የተለያዩ ማሽኖችን የምንጠቀምበት ቡና ለማፍላት ከድሮ ጀምሮ ስንጠቀምበት የነበረውን ጀበና ነው። ጀበና የሚሰራው ከሸክላ አፈር ነው።

ዩትዩብ የምንለው እንግዲህ የመጀመሪያው ማለት ይቻላል የማህበራዊ ሚዲያ ነው። እነዚ ዩትዩብ ላይ የተለያዩ መረጃዎችን ማግኘት እንችላለን እንደዚሁም ቪዲዮዎችን እየለቀቅን ገንዘብ መሥራት የሚችልበት ማኅበራዊ ሚዲያ ነው ማለት ነው።

ሳሙና የሱፐር ማርኬት ምርቶች ናቸው። እንግዲህ ሳሙና የገላ ሳሙና ወይም የልብስ ሳሙና ሊሆኑ ይችላሉ ።እነዚህ የሱፐር ማርኬት ምርቶች ሲሆኑ አንድ ሰው የራሱን ሰውነት ወይም ልብሶችን በማጠብ የግልና አካባቢውን ንፅህና ለመጠበቅ ይረዳል።

የኢትዮጵያ የገጠሩ ማህበረሰብ ሰማንያ አምስት በመቶ የሚሆነውን የኢትዮጵያ የህዝብ ብዛት የሚሸፍነው የገጠሩ ማህበረሰብ ነው እና ይሄ የገጠሩ ማህበረሰብ አብዛኛውን ጊዜ የሚተዳደሩ በእርሻ ፣ በግብርና በከብት እርባታ በመሳሰሉት ነው ማለት ነው ።

ክትፎ በኢትዮጵያ በተለይም ደግሞ በጉራጌና በማህበረሰቡ ዘንድ በጣም ተወዳጅነት ያለው ተወዳጅ ምግብ ሲሆን አዘገጃጀቱ ስጋን በጣም አደቀው በመክተፍ የሚዘጋጅ የምግብ ዓይነት ነው።

ስልኮች ከልዩ ልዩ መሳሪያዎች ውስጥ የሚጠቀሱ ነገሮች ናቸው። እና ስልኮችን በመጠቀም ከተለያዩ ቦታዎች ጋር ከዘመድ አዝማድ ጋር መገናኘት እንችላለን። መረጃዎችን ከኢንተርኔት በመግባት ከተለያዩ ከሶሻል ሚዲያዎች ማህበራዊ ገጾች ማለት ነው ማግኘት እንችላለን መረጃዎች።

የልብስ መተኮሻ ካውያ የምንለው የአንድ አሁን በቅርብ የመጣ የኤሌክትሮኒክስ ምርት ነው::እና ይሄ ምርት ድሮ እሳት በመጠቀም ከሰል በመጠቀም ነበረ ልብስ የምንተኩሰው አሁን ላይ ግን ቤታችን ባለ ኤሌክትሪክሲቲ ልብስ እንድንተኩስ ያስችለናል::

እሺ እስቶቭ የምንለው ወይም የምግብ ማብሰያ ምድጃ የምንለው በቤት ውስጥ የሚገኝ የቤት እቃ ሲሆን፤ ይሄ የቤት እቃ በኤሌክትሪክ የሚሠራ ሲሆን፤ ከሰል ከእሳት ነፃ የሆነ እነዚያ ነገሮችን የማይፈልግ የምግብ ማብሰያ ዓይነት ነው።

ጥላሁን ገሰሰ በኢትዮጵያ አሉ ከሚባሉ ሙዚቃ ሰሪወች ውስጥ አንዱ ነበር እና በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በጣም ከፍተኛ አስተዋጽኦ ያበረከተ የኢትዮጵያ የሙዚቃ ንጉስ የሚባል ሰው ነው ጥላሁን ገሰሰ።

የከብት እርባታ አንዱ የግብርና ዘርፍ ሲሆንበከብት እርባታ ላይ ከብቶችን በማርባት በሬ ሊሆን ይችላል ላም ሊሆን ይችላል በመሸጥ ላሞችንም ወተት በመሸጥ እንዲሁም ለምግብነት በመጠቀም የሚተዳደሩ ግለሰቦች ናቸው ከብት አርቢዎች።

የብልጽግና ፓርቲ በኢትዮጵያ በአሁኑ ሰአት በጣም ተቆጣጥሮ ያለ ፓርቲ ነው። የብልጽግና ፓርቲ መሪ ደግሞ ዶክተር አብይ አህመድ ነው። እንደዚሁ ዶክተር አብይ አህመድ ላለፉት 5፥6 አመታት ሀገሪቱን ሲገዛ ቆይቷል።

ዳማከሴ የምንለው የዕፅዋት አይነት በኢትዮጵያ በተለምዶ በተለያዩ የገጠር ቦታዎች እንደ ባህላዊ ህክምና ከምንጠቀመው የዕጽዋት አይነት ነው። እና ምች ሲመታን ይህንን ደማከሴ በመጠቀም መዳን እንችላለን።

ህክምና የምንለው አንድ የትምህርት አይነት ሲሆን ተማሪዎችን ብቁ የሆኑ ተማሪዎችን ዶክተሮች ለማድረግ የሚሰጥ ትምህርት ነው እና ይሄ ትምህርት የማህበረሰቡን ጤና ለመጠበቅ የተለያዩ እውቀት ያላቸው ብቁ የሆኑ ዶክተሮችን የሚያወጣ የትምህርት አይነት ነው።

በሬ የምንለው የቤት እንሣ ነው እና በሬ ለሰው ልጅ የተለያዩ ጥቅሞችን ይሰጣል ከነዚህም ጥቅሞች መካከል አንደኛው ለግብርና ስራ እርሻ ለማረስ የምንጠቀምበት ነው። ሁለተኛ ደግሞ በማረድ ለምግብነት ልናውለው እንችላለን አለበለዚያ ደግሞ በማረድ እንደ ገንዘብ ምንጭ በመሆንያገለግለናል።

ቪላ ቤቶች የምንላቸው አሁን ላይ በከተማ በአዲስ አበባ ሊሆን ይችላል እንዲሁም በባህር ዳር ጎንደር ደሴ በተለያዩ ተለቅለቅ ባለው ከተሞች ላይ እየተስፋፉ ያሉ በኑሯቸው የተሻሉ ሰዎች የሚኖሩባቸው አፓርትመንቶች ናቸው። ሰዎች የሚኖሩባቸው መኖሪያ ቤቶች ናቸው።

ጺም የምንለው በተለምዶ ወይም በአብዛኛውን ጊዜ በወንድ ልጆች ላይ የሚወጣ በወንድ ልጅ አገጭ አካባቢ የሚወጣ የጽጉር አይነት ሲሆን፤ ይህ የጸጉር አይነት የጉርምስና ሰአት ላይ ነው አብዛኛውን ጊዜ የሚወጣው።

የሴቶች የዉበት መጠበቂያ ወይም ሞዴስ የምንለው የሱፐር ማርኬት ምርት ሲሆን ሴቶች የወራዊ ግዴታቸው በሚመጣበት ጊዜ ይሀንን የሴቶች የዉበት መጠበቂያ ወይም ሞዴስ በመጠቀም ራሳቸውን ንጽህናቸውን መጠበቅ ይችላሉ።